ኢትዮጵያ የሆነ የቀን አቆጣጠር ያላት ሲሆን ይህም ከታሪኮቿ መካከል ይጠቀሳሉ። ይህም የራሷ የሆነ ቀን አመታዊ መቁጠሪያም አላት። እና ይህ ቀን አቆጣጠር እንደት ተሰራ ብላችሁ ታስባላችሁ።

ወይራ በኢትዮጵያ ከሚታወቁ የእፅዋት አይነቶች መካከል የሚጠቀስ ሲሆን፤ ይህም በኢትዮጵያ አሉ ከሚባሉ የእፅዋት አይነት ነው። ወይራ ደግሞ አብዛኛውን ጊዜ ለማጨስ እንዲሁም ለቤት ውስጥ ቢንቢ መከላከያ ይሆናል ። ወይራ በየት አካባቢ ይበቅላል ?

የመሠረተ ልማት ግንባታን የሚገልጹ ዜናዎች አብዛኛውን ጊዜ አዳዲስ ነገሮች ሲመረቁ እንዲሁም፤ የተሰሩ ፕሮጀክቶችን ለመግለፅ የሚያገለግል የዜና ዓይነት ሲሆን ፣አብዛኛውን ጊዜ አርዕስተ ዜና በመባል ይገልጻሉ። እና 5 ሰአት ነው የሚቀርበው።

ናይክ ከሚታወቁ የጫማ አምራች ኩባንያወች መካከል የሚጠቀስ ሲሆን ይህም አብዛኛውን በአሁኑ ጊዜ ተቀባይነት ያለው የጫማ አምራች ድርጅት ሲሆን ብዙ ዉጥውረዶችን አልፎ እዚህ ላይ የተገኘ ነው እና ምልክቱ ምንድን ነው?

የለውዝ ቅቤ በሱፐር ማርኬቶች ከሚደረጉ ከሚሸጡ መካከል የሚጠቀስ ሲሆን ይህም የተለያዩ ለውዝን በመጠቀም የቅቤ ምርት ማዘጋጀት ሂደትን የሚያሳይ ነው። እና የለውዝ ቅቤ በዋናነት መች ነው መስራት የተጀመረው?

ግራር በአብዛኛውን ጊዜ በበረሃማ እና በቆላማ አካባቢ የሚበቅል የእፅዋት አይነት ሲሆን በእሾሃማነቱ ይታወቃል ። እና ግራርም የራሱ የሆነ ውበት አለው እና ግራር ለምን ጥቅም ይውላል ?

ቀንጥርጥር የምንለው የፀጉር አሰራር ሲሆን ይህም የራሱ ሴቶች ብዙ ጊዜ የሚጠቀሙበት በኢትዮጵያ የሚጠቀሙበት በኢትዮጵያ የሚጠቀሙበት የፀጉር አሰራር ነው። ይህ የፀጉር አሰራር ሴቶች በትናንሽ ተደራርጎ ፀጉራቸውን የሚቆጣጥሩበት ሂደት ነው። እናም መጀመርያ የተጀመረ የት ነው?

የቅርጫት ኳስ በኢትዮጲያ ከሚታወቁ የስፖርት አይነቶች መካከል የሚጠቀስ ሲሆን ይህም በሁለት ክለቦች መካከል የሚጠቀስ የስፖርት ዓይነት እና ተወዳጅ እና አለም አቀፍ ተቀባይነት ያገኘ የስፖርት ዓይነት ነው። እና ይህ ስንት ዳኞች አሉት?

ሀብል በጌጣጌጥነት ከሚታወቁ የጌጥ አይነቶች መካከል የሚጠቀስ ሲሆን ይህም ከተለያዩ ነገሮች ሊሰራ ይችላል። ከአንባር፣ ከብር፣ ከወርቅና ከነሀስ ሊሰራ ይችላል። እና ምን ላይ ነው የሚደረገው?

ጠጅ በኢትዮጵያዊያን ዘንድ ልዩ የሆነ ጥቅምን የሚሰጥ ወይም ልዩ የሆነ ባህላዊ መግለጫ አርጎ ይወሰዳል። በዋናነት ከማር ነው የሚሰራው እና ይህ ጠጅ የሚሰጠው ጥቅም ውስጥ ሁለቱን ጥቀስ።

ዝንጅብል ለውበት መጠበቂያነት በአሁኑ ጊዜ እየተጠቀሙበት ያሉት ሲሆን ይህም ለፊት እንድሁም ለተለያዩ ለቁስሎች ለማድረቂያነት ተብሎ እየተጠቀሙበት ይገኛሉ። እና ዝንጅብል የት አካባቢ ይበቅላል?

የጋብቻ ባህላችን በኢትዮጵያዉያን ዘንድ የሚታወቅ የባህል አይነት ሲሆን ይኽም ሰዎች አብዛኛዉን ጊዜ በሀይማኖት መንገድን ገላጭ በሆነ መንገድ ጋብቻ ስነስርዓት የራሳቸዉ የሆነ አገላለፅ ያላቸዉ አለ። እና ከኢትዮጵያ የጋብቻ ስነ ስርዓት ዉስጥ ሁለቱን ጥቀስ?

የፍየል እርባታ በኢትዮጵያ ከሚታወቁ የግብርና አይነቶች መካከል የሚጠቀስ ሲሆን ይህ የግብርና ዓይነት ብዙውን ጊዜ ሰዎች የተለያየ የፍየል አይነቶች በማምረት ለስጋ ምርትነት የሚያቀርቡበት የገበያ አይነት ሲሆን ይህ በምን አይነት አካባቢ ይካሄዳል ?

ፓጋን የምንለው ሃይማኖት የለላቸው ሲሆኑ እነዚህ ደግሞ አሁን አሁን እየመጡ ያሉ የሃይማኖት አይነቶች መካከል ነው። እነዚህ የሃይማኖት አይነቶች የምንላቸው ምንም ነገር የለም ፈጣሪ የለም ብለው የሚያምኑ ናቸው። እና መች ተጀመረ?